ኢመንግስት አገልግሎት የመንግስት አገልግሎት የመንግስት አገልግሎት እንደ ታክሲ፣ ፓስፖርት፣ ፈቃድ መስጠትና በኦላይን በኩል ተደራሽነት የማድረግ ስራ እየሰራ ያለ ነው። ይህም እንግዲህ የመንገድ በመንግስት የኢመንግስት አገልግሎት በኢትዮጵያ ውስጥ እየተካሄደ ይገኛል ።

የድሬደዋ ሁለተኛ ደረጃትምህርት ቤት በ 1950ዎቹ በድሬደዋ ከተማ የትምህርት መስፋፋት ቁልፍ ሚና የተጫወተ ታሪካዊ ትምህርት ቤት ነው የህም እንገዲህ በድሬ ደዋ ከተሜ ዉስጥ ያሉ የህዝብ ትምህርት ቤቶች ውስጥ የሚመደቡ ዋነኛው እና መሰረት የጣለ ትመህርት ቤት ነው።

ካምፕ እና ተራራ መውጣት መውረድ ቱሪዝም ወይም አትሌቲክስ እንደ ሰሜን እና ባሌ ባሉ ቦታዎች የሚካሄድ የመዝናኛ እና የአካል እንቅስቃሴ ሲሆን ይህም እንግዲህ ተራሮችን በመውጣት የሰውነት ብቃት ለማረጋገጥ የሚደረግ ስፖርት ነው።

ሃዋሳ የሃይቅ ዳርቻው ፓልክ ሃዋሳ በሃዋሳ ሀይቅ ዳርቻ የሚገኝ ሲሆን ለመዝናኛነት ለጀልባ ጉዞ እና ለተፈጥሩ እይታ ተስማሜ የሆነ የሰህም እንግዲህ ሰላም እና ደስታ እንዲሰማን ከሚያደርጉ ፓርክዎቹ ውስጥ የሚጠቀስ ነው።

ኢትዮ ጃፓን ትምህርት የሚባለው በደብረማርቆስ ከተማ ከሚገኙ ትምህርት ቤቶች ውስጥ አንዱ ሲሆን በኢትዮጵያ ና በጃፓን በሁለቱ ማዕከል ስምምነት የተመሰረተ ትምህርት ቤት ሲሆን ከ9ኛ_12ኛ ደረጃ እየሰጠ ይገኛል

የባህር ትራንስፖርት ዲጂታል ስርአት የማር ታይም ዘርፉን በማዘመን ትራንስፖርት በዲጂታል መንገድ መከታተልና ማስተዳደር ነው ዘመናዊ በሆነ መከታተል ነው።

አዳማ ቅርንጫፍ የኢትዮጵያ ከሚገኙ ዋና ዋና ፃፎቹ ውስጥ አንዱ ሲሆን በአዳማ ዙሪያ ለሚኖሩ አገልግሎቶችን ይሰጣል እንግዲ የአዳማ ማህበረሰቦች የፓስፖርት አገልግሎት እንዲያገኙ የሚያስችላቸው የአዳማ ቅርንጫፍ ነው።

ዋናው ጎንቦልቻ መንገድ ኮምቦልቻን ከደሴ የሚያገናኝ የኮምቦልቻ መንገድ ሁለቱም ከተሞች የሚያገናኝ መንገድ ይሆን የሚያገናኝ የከተማ መንገዶች ውስጥ የሚጠቀስነው

ገቢር ግድብ የገጠር ምድር ውሃ ነው። በ አዲስ አባባ ከተማ ውስጥ የውቅርበትን በከፍተኛ መጠን ለማሳደግ የነበረ ሲሆን፤ በገንዘብ ምክንያት መጓጓቱ ያጋጥመውን በከተማ አስተዳደር በጀት ሊገነባ ወደፊት የተገደ ነው ።

ቦሌ ክፍለ ከተማ ምዝገባ ጽፈት ቤት ቦሌ በቦሌ ክፍለ ከተማ ለሚኖሩ ናሪዎች የልደት እና ሌሎች ሲቪል ምዝገባ አገልግሎቶችን የሚሰጠ ተቋም ነው። ይህም እንግዲ ቦሌ አካባቢ አዱ መህበረ ሰቦች በሚወለዱበት ጊዜ ወይም የልደትምዝገባ ማከል በመካሄድ የሚመዘገቡት ነው።

ፖደም ይም ጐፋ መንገድ መስቀድ አደባባ ስታዴም ጎፋ አካባቢ ለመዝናኛ ስፍራዎች እና ለደ ዕቡብ የከተመዋ ክፍሎቹ ወሳኝ ሲኮን የምንግዲ ባአዲሳባ ካሉ መንገደች ውስጥ አዲስ ውስታአዴሞይም ጎፋ መንገድ በመባል የሚታወቅ ነው።

የፍትህ አገልግሎት የማግኘት መብት ማንኛውም ሰው በሕግ ጥስት ለደረሰበት ጉዳት እና ሕገዊ መፍትሄ ለመጣየቅ ወደ ፍርድ ቤት የመሄድ መብት አለው። ይህም እንግዲህ ፍትህ በትክክለኛው መልኩ እንዲሰጠው ወይም የተሻረበትን ፍትህ ማግኘት መብት አለው።

አዋሽራፖሊስ ዴስክ አዋሽ ቢየራዊ ፓርኮችን ርክ ውስጥ የህግ ማስከበር እና ሄዱንንሰሳት ትበቃ ሥራይ የሚሰራበት የፖሊስ ክፍል ነው ይህም እንግዲህ በአዋሽ አካባቢ ያህዱ ሰላሞች እንዲፈጽኑም እንዱ መሞ የፓርኮች እንደህንነት የሚቆታጠር ፖሊስ ነው

ጅማ ከተማ አስተዳድር ምዝገባ ጅማ በኦሮሚያ ክልሉ መራባዊ ክፍል የሚገኝ ዋና የልደት ምዝገባ ጽህፈት ቤት በመሆን የሚያገለግል በጅማ ማህበረሰቦች እና ለአካባቢው ነዋሪዎች የልደት ካርድ ማድረጋገጫቸውን እየተሰጠበት ያለ የልደት ምዝገባ ማእከል ነው።

የኢትዮጵያ ዜጎዎች ለማዋበራ ፊት ወይም ኤዝየማ በመባድ የሚታወቀው ይህ ፖለቲካ ፓርቲ ዋንኛ ተቋዋሚ ፓርቲ በሀገር አቀፍ ደረጃ ጠንካዳ ተቃውሞ የሚያሰማ እና በፓርላማ ወንበር ላይ ወንበር ያለው ፓርቲ ነውደ አባልነቱ በግለሰብ ላይ እየተመሰረተ ነው።